ሰመመን:- ሰመመን በጣም በሀገራችን ተወዳጅ ከሆኑ ልብ ወለድ ፅሁፎች መካከል የሚጠቀስ ሲሆን ይህ ሰመመን በአጠቃላይ የሚያትተዉም በዩኒቨርስቲ ህይወት ላይ በጣም ያጠነጠነ ልዩ የሆነ የፅሁፍ አይነት ነዉ። በጣም ብዙዎቹ ወደዉታል።

የናይክ ጫማ ናይክ ጫማ በሀገራችን በአሁን ሰዓት እየተጠቀምነው ያለነው ከዉጭ የሚመጣ ልዩ የሆነ የጫማ አይነት ሲሆን ይህ የጫማ አምራች ኩባንያ በብዙዎች ዘንድ ተቀባይነት ያገኘ እና አሁንም አገልግሎት እየሰጠ ያቄ ቅዩ የጫማ አምራች ድርጅት ነው::

ጀልባ በሀገራችን ከሚገኙ ልዩ የመጓጓዣ አይነቶች የሚጠቀስ ይሆን በተለይ በሀገራችን በተለያዩ ቦታዎች ላይ እየተጓጓዝንበት እና እየተጠቀምንበት ያለው የመጓጓዣ አይነት ነው ጀልባ ብዙዎቻችን ዘንድ የሚወደድ ነው።

የጥሎሽ ባህል፤ የጥሎሽ ባህል በሀገራችን ከሚታወቁ ልዩ ልዩ የባህላዊ አይነቶች መካከል የሚጠቀስ ሲሆን ይህ የጥሎሽ ባህል በሀገራችን ልዩ በሆኑ ባህሎች መካከል የሚጠቀስ ነው። የጋብቻ ስነ ስርዓቱም ልዩ የሚያደርገው በዚህ በአንደኛው ምክንያት ነው።

የጋምቤላ ባንዲራ ጋቤላዎች የራሳቸው የሆነ አመጋገብ አለባበስ ያላቸው ልዩ ማህበረሰብ ሲሆኑ በኢትዮጵያ ከሚገኙ ብሔሮች መካከል እንደ 1 ይጠቀሳሉ። እና ይህ የጋምቤላ ማህበረሰብ የራሱ የሆነ ባንዲራ አለዉ።

የዶሮ ንግድ የዶሮ ንግድ በሀገራችን ከሚታወቁ የንግድ አይነቶች መካከል የሚጠቀስ ሲሆን ይህም በተለይ በገጠራማ አካባቢ የተለያዩ ዶሮዎችን በማርባት የመሸጥ እና የመተደዳደር ነገር ይታይበታል ይህ የተለመደ ነው::

አፓርታማ፤ አፓርታማ በኢትዮጵያ ከሚታወቁ የመኖሪያ ቤቶች አይነቶች መካከለ የሚጠቀስ ሲሆን በተለይም በአገራችን በተለያዩ ቦታዎች የሚገኙ እና በአሁኑ ሰዓት አገልግሎት ላይ የሰጠ የሚገኝ ህዝቦች የተጠቀሙበት ያለ የቤት አሰራር ዘዴ ነው።

እንሶስላ፦ እንሶስላ በሀገራችን ከሚታወቁ የውበት መጠበቂያዎች መካከል የሚጠቀስ ሲሆን ይህም ልዩ የሚያደርገውና በጣም ተወዳጅ የሆነ የውበት መጠበቂያ ነው። እንሶስላ በተለያዩ አካባቢዎች የምንጠቀምበት ሲሆን በተለይም በገጠራማዎች አካባቢ እንጠቀመዋለን።

የለስላሳ መጠጦ በ ሱፐርማርኬት ከሚሸጡ እቃዎች መካከል የሚጠቀስ ሲሆን ይህም የተለያዩ የ ዩሱፐርማርኬት እቃዎችን በመሸጥ ይታወቃል ሀገራችንም በዚህ ብዙ ተቀባይነት ያተረፉ የሱፐርማርኬት ዕቃዎች አሉዋት።

እሱባለው ይታየው በኢትዮጵያ ከሚገኙ ወጣት ድምፃውያን መካከል በጣም ተወዳጅ እና ታዋቂው እሱባለው ይታየው ሊጠቀስ ይችላል ። እሱባለው በሀገራችን ካሉ ዘፋኞች መካከል በአሁን ሰዓት ላይ አንጋፋ እና ታዋቂ ልዩ የሆነ የዜማ ድምፅ ያለው ነው ።

ጠጅ በሀገራችን ከሚታወቁ ባህላዊ መጠጦች መካከል የሚጠቀስ ሲሆን ይህ የመጠጥ አይነት በብዙዎቻችን ተባይነት ያለው እና በተለይም አባቶች የሚያከብሩት ልዩ መጠጥ ነው። የተለያዩ ባህሎች ዝግጅቶች ላይ የሚደረግ ልዩ መጠጥ ነው።

የጋብቻ ቀለበት የምንለው ሰዎች ሲያገቡ የሚያደርጉት ቀለበት ሲሆን ሰዎች አንድ ለአንድ መተሳሰራቸውን የሚያሳይ ነው ።

የበርበሬ ንግድ በአገራችን ከሚታወቁበት የንግድ ዓይነቶች መካከል የሚጠቀስ ሲሆን ፤ በተለያዩ ቦታዎች ላይ የተለያዩ የበርበሬ ምርቶችን በማምረት ለህዝቡ ተደራሽ የማድረግ ስራ እየተሰራ የሚገኝ እና በአሁኑ ሰዓት እየተስፋፋ ያለ ነው።

የአድስ አበባ ህዝብ የአድስ አበባ ህዝብ ፦በጣም ተወዳጅ እና የሚወደድ ህዝብ ሲሆን በብዙዎች ዘንድ ተቀባይነትን ያተረፈ በአንድ ላይ አብሮ መኖርን የሚያሳይ ልዩ የመቻቻል መገለጫ የሆነ የህዝብ አይነት ነው።

ሰረገላ ሰረገላ፦ በጥንት ጊዜ በተለይ በንግስተ ሳባ ዘመን በጣም ታዋቂ ከነበሩ የመጓጓዣዎች አይነቶች መካከል የሚጠቀስ ሲሆን በተለይ ነገስታቱ በዚህ በመጠቀም ይጓጓዙ እንደነበር ታሪክ መዛግብት የሚደርሱት ሀሳብ ነው።

ጠበቃ ጠበቃ በሀገራችን ከሚታወቁ የሥራ ዘርፎች መካከል የሚጠቀስ ሲሆን፤ ይህ ጠበቃ ብለን የምንጠራው በተለይ በሀገራችን በተለያዩ ቦታዎች ካሉ ነገሮች መካከል ይህ የህዝብን የተከሳሽ ማንነት ለማስጠበቅ ተብሎ የሚሠራ ነው።

የሙዚቃ ትምህርት የሙዚቃ ትምህርት በሀገራችን ከታችኛው ክፍል ጀምሮ እየተሰጠ ያለ ሲሆን በተለይ ተማሪዎች ስለ ሙዚቃ ግንዛቤ እንድኖራቸው ታስቦ እየተሰጠ እና በአሁኑ ሰአት አገልግሎት ላይ እየዋለ ያለ የሙዚቃ ትምህርት ነው።

ወንዞች በተፈጥሮ ከሚታወቁ ልዩ ልዩ ቦታዎች መካከል የሚጠቀስ ሲሆን ይህ በሀገራችን ከሚታወቁ ወንዞች መካከል አባይ ተጠቃሽ ነው። ይህ ልዩ የሆነ የወንዝ አይነት በአለም ላይ ካሉ ረጅም ወንዞች አንዱ ይህ ነው።

ሙልሙል በሀገራችን ከሚጠቀሱ የምግብ አይነቶች መካከል የሚጠቀስ ሲሆን ይህ ሙልሙል ብለን የምንጠራዉ በአይነቱ ልዩ የሆነ ለበዓላት የሚደረግ የዳቦ አይነት ነዉ።

ጎርጎራ ጎርጎራ፦ ልዩ ከሆነ የመናፈሻ ቦታዎች መካከል የሚጠቅስ ሲሆን ይህ ልዩ የሆነ ቦታ በጎንደር ከተማ የተሰራ እና በአሁን በቅርቡ የተመረቀ ልዩ የሆነ የመናፈሻ መዝናኛ ቦታ ነው።

የቅርጫት ኳስ በሀገራችን ከሚታወቁ ልዩ የስፖርት አይነቶች የሚጠቀስ ሲሆን በተለይ ተወዳጅና በጣም አንጋፋ የሆነ የስፖርት አይነት ነው። በሃገራችን በብዙዎች ዘንድ እየተጫወቱት ይገኛል።

የእንጀራ ምጣድ ፦ የእንጀራ ምጣድ በአሁን ሰዓት በኤሌክትሮኒክስ መንገድ እየተሰራ ያለ ሲሆን ይህም በሀገራችን ብዙ ጥቅም ካስገኙ መሰረታዊ ነገሮች መካከል አንዱ ነው ። ይህ የእንጀራ ምጣድ ለመጋገሪያነት እንጀራ ለመጋገር ያገለግላል ።

ቅንጅት ቅንጅት በሀገራችን ከታወቁ ከነበሩ የፖለቲካ ፓርቲዎች መካከል አንዱ የነበረ ቢሆንም አሁን ላይ ግን ይህንያህል ከሚባሉት ናቸው። ቅንጅት በድሮ ጊዜ በህብረት ለህዝብ የሚሟገት ፖለቲካ ፓርቲ ነበር።

የስጋ መፍጫ ማሽን የስጋ መፍጫ ማሽን በሀገራችን ከሚታወቁ ማሽኖች መካከል አንዱ ሲሆን ይህም ማሽን በተለይም የተለያዩ ስጋዎችን ለመፍጨት እና ሰውን ስጋ ከመክተፍ ያዳነ ልዩ ማሽን ነው ።

አውሮፓ ሀገራት ወደ አውሮፓ ሀገራት የሚደረግ ስደት በጣም አሰቃቂ የሆነ ያለ እና ኢትዮጵያን ብዙን ጊዜ የተሰደዱ ሲሆን ይህ በጣም አስከፊ ነው። ህዝቦቻችን እያለቀና ወጣቱ ወደ ህዝቡን ልጆችን እየጨረሰ ነው።

አልጫ አልጫ በብዙዎቻችን ዘንድ የሚታወቅ የምግብ አይነት ሲሆን በተለይ አልጫን ለመስራት ኢትዮጵያውያን የሚጠቀሙት እርድን ነው። እርድን በመጠቀም የተለያዩ የአልጫ ወጦችን በመስራት የጨጓራ ችግር እንዳይኖርብን አድርገው ይሰሩታል።

እርሳስ እርሳስ ለፅፈት መሣሪያነት የሚገለግሉ ልዩ ልዩ የፅህፈት መሣሪያዎች መካከል የሚጠቀስ ሲሆን ይህ እርሳስ ብለን የምንጠራው የለያዩ ፁፎችን ለመፃፍ እና የተለያዩ የፁፍ አይነቶችን ተጠቅመን ለማጥፊያ ላፒስ ያለው የፅፈት መሣሪያ ነው።

ደሴ፥ ደሴ በሀገራችን ከሚታወቁ ልዩ ልዩ እንዲሁም ብዙ ዘፋኞች ያቀነቀኑለት፥ ልዩ የፍቅር ከተማ ተብላ የምትታወቅ ሲሆን በተለይም የራሷ የሆነ ባህል፥ ወግ፥ እና እሴት እንዳላት ብዙዎች ያወራሉ።

በረኻ በርሀ በተፈጥሮ አካባቢ በጣም ከሚታወቁት ቦታዎች መካከል የሚጠቅስ ሲሆን ይህ በርሀ የምንለው አብዛኛውን ጊዜ ዕፅዋት የማይበቅልበት እና ደረቃማ የሆነ ቦታን ያካትታልል።

ኮረብቶች ፦ ኮረብቶች ልዩ የሆኑ የተፈጥሮ መልካም ምድር ዓይነቶች ሲሆኑ እኝህ ኮረብታ ብለን የምንጠራቸው በድንጋይ የተከበቡ ልዩ የተራራ አይነቶች ናቸው ። ይህ በሀገራችን የተለመደ እና እየታወቀ የመጣ የተፈጥሮ ቦታ ነው ።

የበግ እርባታ፦ የበግ እርባታ በሀገራችን ከሚታወቁ የግብርና አይነቶች መካከል የሚጠቀሱ ሲሆን ይህ የበግ እርባታ በብዙዎች ቦታ እየተስፋፋ እና በብዙዎች ዘንድ ተቀባይነትን እያገኘ ያለ ልዩ የሆነ የግብርና ዘርፍ ነው ። ብዙዎችም እየተጠቀሙበት ይገኛሉ ።

ማንጎ የማንጎ ተክል በሀገራችን ከሚታወቁ የተክል አይነቶች መካከል የሚጠቀስ ሲሆን በተለይ በባዶ ሆድ ቢገኝ ልዩ የሆነ የምግብ አይነት እንደሆነ ይጠቀሳል። ማንጎ ብዙ ጊዜ በሀገራችን በባህርዳር በቅሎ የሚገኝ የእፅዋት አይነት ነው።

ቃሪያ ቃሪያ በአገራችን ከሚታወቁት ልዩ ልዪ የአትክልት አይነት የሚጠቀስ ሲሆን ይህ ቃሪያ በብዙዎች ዘንድ ተቀባይነትን ያተረፈ እና በአሁኑ ጊዜ ምግብ ለማባያ እንደ ዋና ግብዓት የሚጠቀስ ነው።

እንኳን ደህና መጡ እንኳን ደህና መጡ ማስታወቂያ በተለያዩ ከተሞች ላይ ስንገባ እንዲሁም ቤት ውስጥ ስንገባ የሚታይ የማስታወቂያ አይነት ሲሆን በተለይ እንግዳ ለመቀበል የሚያስችል ልዩ የሆነ የማስታወቂያ አይነት ነው። ይህ የመልካም ምኞት መግለጫ ነው።

ችግኝ ችግኝን በመጠቀም ቤታችንን የምናስጌጥ ሲሆን በተለይ ቤታችንን ዙሪያችንን ችግኝ በመጠቀም ውብ አድርገን መስራት እንችላለን በአሁኑ ሰአትም ብዙዎች እየተጠቀሙበት ያለ እና እያስጌጡበት ይህ እና ልዩ የማስጌጫ መንገድ ነው ችግኝ።

የንግግር ጥበብ የንግግር ጥበብ በሀገራችን በኢትዮጵያ እንዲሁም በተለያዩ አለማት ላይ የሚጠቀስ የንግግር ሲሆን በተለይ ንግግር ስናደርግ ብዙዎችን ማሳመን እና በንግግራችን አበይት አበይት የሆነ ሀሳቦችን ማንሳትና መንገር መቻል ሲሆን

ፓጋን ፓጋን የምንለው ይህ የሃይማኖት አይነት ሲሆን ይህ አለማመንን የሚያምኑ ልዩ የሆኑ የሃይማኖት አይነቶች ናቸው በአሁኑ ሰአት እየተንሰራፋ ያለ በምንም የማያምኑ የሚያምኑ የሚመስሉ የፍጡር አይነቶች የተሰባሰቡ

ፋንታ አናናስ:- ፋንታ አናናስ በብዙዎች ዘንድ ተወዳጅ የሆነ የመጠጥ አይነት ሲሆን በተለይ ከዳቦ ጋር ሲበሉት በጣም ወይም መዓዛን የሚሰጥ ልዩ የመጠጥ አይነት ነዉ። በጣም ጣፋጭ እና በተለይ ከዉኃ ይልቅ እሱ ተመራጭ ነዉ።

ላም ላም በቤት ውስጥ ከሚገኙ የቤት ውስጥ እንሳሳት የምትጠቀስ ሲሆን ይች ልዩ እንስሳ በሀገራችን በጣም ተወዳጅ ከሆኑ እንስሳት መካከል የምትጠቀስ ናት። ይች ላም በብዙዎች ዘንድ የወተት ተዋጽኦና እንድሁም የተለያዩ የወተት ነገሮች ታቀርባለች።

ድፎ ዳቦ፦ ድፎ ዳቦ በብዙዎች ዘንድ ከሚታወቁ የምግብ አይነቶች መካከል የሚጠቀስ ሲሆን ይህ ድፎ ዳቦ ብለን የምንጠራው አሁን ላይ አገልግሎት እየሰጠና በሀገራችን ከሚታወቁ ልዩ ልዩ የምግብ አይነቶች የሚጠቀስ ነው።

ፈረስ። ፈረስ በኢትዮጵያ ከሚገኙ ልዩ ልዩ መጓጓዣ አይነቶች መካከል የሚጠቀስ ሲሆን፤ ይህ ፈረስ በተለይም በሃገራችን በኢትዮጵያ በተለያዩ ቦታዎች እይተጠቀምንበት እንገኛለን። አባቶቻችን ከጥንት ጀምሮ የሚጠቀሙት ይህ ፈረስ ነበር።